የመዋቢያ ወይም የዉበት መጠበቂያ የተለያዩ የዉበት መጠበቂያዎች አሉ። ከእነዚህ መካከል ለምሳሌ ቅባቶች ብንወስድ ሎሽን ፀጉርን ለማለስለስ ስለሚያገለግለን ሎሽን የሚመረተዉ ከምን ከምን ነዉ? ቆዳን ከማለስለስ ዉጭ ጉዳት ተቃራኒ ጉዳት የለዉም ወይ?

የቤትና የዱር እንስሳት ለምሳለ ግመል እንግዲህ ለመጓዣነት ከሚሆኑ እንስሳቶች አንዷ ናት። ግመል እንግዲህ አብዛኛውን በበረሃ አካባቢ ትገኛለች ይባላል። ግመል በሃገራችን በአብዛኛው በስፋት የሚገለገሉባት በየትኛው ማህበረሰቦች ነው።

ኤሌክትሮኒክስ እንግዲህ ከኤሌክትሮኒክስ ዕቃዎች የተለያዩ እቃዎች አሉ ከነዚህም ውስጥ ስልኮችና ኮምፒዩተሮች አሉ እነዚህ ስልኮችና ኮምፒዩተሮች በዘመኑ ለሰው ልጆች ታላቅ ግልጋሎት እየሰጡ ያሉ ናቸው በሀገራችን እነዚህ ስልኮችና ኮምፒዩተሮች በሀገራችን ይመረታሉ ወይስ ሙሉ ከውጪ ነው የሚገቡት?